ሆቴሎች በመኖራቸው ምክንያት የገቢና የውጭ ምንዛሬ እንድናገኝ ይረዳል ከፍተኛ ሚና የሚጫወቱ ሲሆኑ ብዙዎቹ ሌሎች በእንግዳ አገልግሎት አቀራረብ የሚታወቁ ናቸው በተለይ በመገናኛ ሁኔታ ተደጋጋሚ የመጣ አስተዳደርንም ያሳያሉ።

እንደ ፍሬንድ ሺፕ ኢንተር ኮንቲኔታል ሆቴል ያሉ የአምስኮኮቴ ልጅ በእርግጥ ከፍተኛ ስራ ሂደት እንዲሁም የምግብ አገልግሎት በዓለም ደረጃ ያደርጋሉ ሆቴል በካሳ የሚገኝ ሰውን ከፍ ያለ ደረጃ ያለው ሆቴል ሲሆን ዘመናዊና ውብ ነዉ

የከተማ የህዝብ ትት ቤቶች አጠቃላይ ሚና ከተሞች ዉስጥ ያለዉ የህዝብ ትት ቤቶይ በብዙ የህይወት መመሪያ እና የሚቀጥለዉን ለመቀጠል ይሆናሉ ከተሞች በፍጥነት ሲያድጉ የመማር ፍላጎት ይጨምራል ።ይህም ትምህርት ቤቶች የማህበረሰብ ቁልፍ እድገት እንደሆኑ ያሳያል

በጣም ከምወዳቸው ቡና ቤቶች አንዱ በጎሮ የሚገኙ ውባለም ቡና ቤት ከወንበሮቹ ከመቀመጪ ጀምሮ በጣም ዘመናዊ ሲሆን በባህላዊ መንገድ የተሰሩ የግርግዳጌጦች ሲኖሩት በጣም ቡና ለመጠጣት የሚጋብዝ ቦታ ነው። እንዴት ያስደስታል!

በአዲስ አበባ የተለያዩ የመኪና ገባዮች አሉ። እንደ አባይ ባለሥልጣን ገበያ አዲስ ሳደባይ ገባያ እና እንግሊዝ ማከላት ያሉት የመኪና ሽያጭ ቦታዎች ብዙ ጊዜ በቀጥሳ ከሻጮች እና ከወደፊት ሥራ የሚመጡ አቅራብዎች ተወስደው መኪና ይሸጣሉ።

ባንኮች በመተግበሪያ ጥገና እንዲሁም በዘመናዊ ቴክኖሎጂ በተደጋጋሚ ስለሚያደርጉት እድገት ሁሉም ተጠቃሚዎች የተሻለ ተሞክሮ ያገኛሉ። ባንክ መተግበሪያዎች ከገንዘብ ልውውጥ እና ኢ-ኮሜርስ ሲጣመሩ መጀመሩ ይህም ለማንኛውም ንግድ ባለቤት ቀላል የክፍያ ዘዴ ይሆናል ተብሎ ይታሰባል።

በመተግበሪያዎቻቸው ውስጥ የደህንነት መንገዶችን እንደ ሁለት ደረጃ ማረጋገጫ ፊንገር ፕሪንት እና ፊት መለያ ቴክኖሎጂን ተጠቅመዋል። ይህም ለደንበኛው ቀለል ያለ ሲሆን እንዲሁም የራሱን ሴኩሪቲ እንዲጠቀም የሚረዳም ነው።

በቤተስብ ወይም በጓደኛ የሚላክ ገንዘብ በሚገባ ለመድረስ ቢሮች የተሻለ ደህንነት ሥርዓት አላቸው። ይህም ማለት በተለያዩ እንደ ዌስተር እና ዳህሽን ባሉ መተግበሪዎች ሲላኩ በቀላሉ አንድ ሰው ከቤት ሆኖ ለመላክ ዶላሮችን ወደ ሌላ አገር ለማንቀሳቀስ ይረደዋል።

ዘመናዊ ኩባንያዎች ኢንሹራ ንሳቸውን ተጨማሪ ተግባር በኦላይን እያገናኙ ሲሆን ብዙ ኩባንያዎች በመተግበሪያ በኩል ክፍያና የገልግሎት ማግኘት መድረክን እያበረከቱ እየታዩ ነው። ይህም ለደንበኞች ቀላል ፈጣን እና ዝህማኝ የሆነ አገልግሉት ነው።

ሲቪ ባንክ የመተግበሪያው ሲቪ ሞባይል ባንኪnግ ስሆን በኢትዮጵያ ከብዙ ተጠቃሚዎች የተጠቀሰ አቀራረብ ነው። ከባርካይት ካርድ መብቃት የኤቲዮ ቴሌኮም ኢንተርኔት መክፈል መሬት በቢል መክፈል ወዘተን በቅላሉ ማድረግ ያስችላል።